ይህ የኢትዮጵያ ፌደራል ፖሊስ አርማ ሲሆን ፤ ይህም በመሃሉ ላይ የኮኮብና የሚዛን ምስል አለበት። በፍትህ ወይም በሰላም ይፈርዳል የሚል ሲምቦል ነው።

ይቺ ደግሞ ቀጭኔ ናት ቀጭኔ ከዱር እንስሳዎች ውስጥ የምትመደብ በጣም ረጅም የሆነች ከሁሉም እንስሳዎች ረጅም በሚባል ደረጃ የምትገኝ ናት እፅዋቶች እና በጣም ረጅም ዛፎች መመገብ የምትችል የዱር እንስሳት ናት ።

የሄ ደግሞ በጥበብ ሥራ የምስራ የጥበብ ሥራ ልብሶችን በተአለያዩ በሸማ ሥራ ሊሆን ይቺላል ::ልብሶችን በተለያየ አይነት ዲሳይን እየሰራች ነው ዲሳይነር ናት ::

ይህ ደግሞ መሰረተ ልማት ነው ። በውሃ ላይ የተሰራ የውሃ ደሴት አለች ወደ ደሴቶች መኽጃ ለመሄጃነት የሚያገለግል መሰረተ ልማት ነው ። ይህ መሰረተ ልማት ደግሞ ለመዝናናትም ወደ ባህሩ ጉዞ ለመጎዝ የሚጠቅም ነው ወይም የሚያገለግል ነው ።

ይሄ ደግሞ የአማራ ሚዲያ ኮርፖሬሽን ቴሌቪዥን ላይ ወይም መረጃ ቲቪ ላይ የቀረበ የመኖሪያ ቤት ጥያቄን ለመመለስ ዜና ላይ የቀረበ መፅሔት ወይም ፎቶ ወይም እዚያ ጋር የቀረበ ዜና ነዉ።

እነዚህ የእስልምና እምነት ተከታዮች ሰባኪያን ሰዎች ጸሎት እያደረጉ ይገኛሉ። ተሰባስበው ጸሎት እያደረጉ ነው። ዱአ እአደረጉ ነው። አላህን እየጠየቁ ነው። እኔ ሙስሊም ስላልሆኑ ብዙ ስርአቱን አላውቀውም።

ይህ ንግድና ግብይት ውስጥ የሚገኝ ከሸክላ በሸክላ ሰሪዎች የተሰራ ለቡና ማፍያነት የምንጠቀምበት በጣም የሚያምር ስራ ነው ።

መሰረተ ትምህርት የትላልቅ ሰወች ወይም እድሚያቸው ገፋ ገፋ ያሉ ሰወች ተሰብስበው የሚማሩበት እና መሰረታዊ የሆኑ እውቀቶችን የሚያገኙበት ነው። መሰረተ ትምህርት ለመማር መስፈርቱ ምንድን ነው?

እነዚህ ደግሞ በገጠር አካባቢ አህያዎች ተጭነው ሰዎቹ ጭነው እየተከተሏቸው ነው ። ጭድ ወይም ሰብሎችን ጭነዋቸዋል። እየተከተሏቸው ነው የሆነ ፀሀያማ ቦታ ነው ። በተለይ በገጠር አካባቢ የሚጠቀሟቸው ለመጓጓዣ የሚያገለግሉ ናቸው ።

ይህ ደግሞ በጣም የሚገርም ተወዳጅ የሆነ ለሰውነት የሚስማማ ላይፍ ቦይ ሳሙና እንደ ሎጎ የተሰራ እና ማስታወቂያ ሁኖ የቀርበበት በላይፍ ቦይ ሣሙና ላይ በከቨር ፔጁ ላይ ያለ በጣም አሪፍ ሎጎ ነው።

በምስሉ ላይ በኢቢኤስ ቲቪ የቀረበ የመሬት ይዞታ ምዝገባ መቋረጥን በተመለከተ የቀረበ ዘገባ ነው።

ይሄ ደግሞ የንግድና የግብይት ቦታ ነው። ያሉት ደግሞ ው ወንበሮች፣ አልጋወች የሚሰሩበት በተለያየ ዲዛይንና የተለያዩ እቃዎችን በተመጣጣኝ ዋጋ እየሰሩ የሚያቀርቡበት የእቃዎች ማምረቻ ቦታ ነው።

የአስኮላ ትምህርት ዘመናዊ ትምህርት ይባላል አንደኛ ክፍል ጀምሮ እስከ ዩንቨርስቲ እውቀት የሚገበኙበት ነው ።

ይህ ደሞ የሱፐርማርኬት እቃ ነው ፤ ኩል ዉሃ ይባላል ፤ በጣም አሪፍ የሆነ እና ድርጅቱ ኩል ዉሃ ብሎ የሰራው በጣም አሪፍ ዉሃ ነው።

ይሄ ደግሞ በጣም በሕንፃ ሊሆን ይችላል፤ በጣም በአሪፍ ቦታ ላይ ነው ያለው። ግን ይህ አብዛኛውን የንግድና የግብይት ቦታ ነው። ጫማዎች እና የተለያዩ ዲዛይን ያላቸው ጫማዎች የሚሸጡበት ሱቅ ነው። እንዲሁም አልባሳት ሌሎች እንደ ሸሚዝ አይነት ነገሮችም ይታያሉ።

ይህ ደግሞ በተለይ ተማሪዎች ሲመረቁ ማስተርሳቸውን ፣ ድግሪያቸውን ሲይዙ የሚለብሱት ጋዎን ነው። ሊቀ ጳጳሳት የሚለብሱትንም ይመስላል። ነገር ግን በዋናነት የተማሪዎች ነው።

ይሄ ደግሞ በጣም ብዙ ሰዎች በጣም ጠንክረው እየሰሩ ነው። ብዙ እቃዎችን እጓጓዙ እንድሁም ብዙ እቃዎችን እያጓጓዙ ቆሻሻዎቹን እየሰበሰቡ ለተለያዩ የማዕድን ስራ እያዘጋጇቸው ይገኛሉ።

ይህ ደግሞ ፋሽን ሊባል ይችላል ።ግን ባህል ነው የሚገርም ባህል ቀሚስ ለብሳ በትያትር መሀል እያቀረበች ነው የምትገኘው። በጣም ቆንጅየ ሁናለች አምሮባታል ።ባህልን እያስተዋወቀች እየተናገረች ነው የምትገኘው።

ይሄ ደግሞ በአለ ደመራ ነው። የመስቀል ቀን ስርአቱ ሲከበር በተለይ እነዚህ ብጹዕ ሊቀ ጳጳሳችን አቡነ ማቲያስ ናቸው እና የከተራ በዓልን(የመስቀል በዓልን) እየባረኩ ፣እየለኮሱ ችቦ ይገኛሉ።

ይች ደግሙ በጣም የምታውር ህፃን ናት በቦርድ ላይ የ አንግሊዘኛ ፅሁፍ እየፃፈች በትምህርት ላይ ያለ ምስል ነው።

ታዋቂ ሙዚቃ አቀናባሪ ነው አበጋዝ ክብረ ወርቅ ይባላል ሚገባና ታዋቂ በመሆነ መልኩ ሙዚቃዎችን ቪዲዎችን የሚያቀናብር ታዋቂ አርቲስት ነው።

እነኝህ የምናያቸው ብዛት ያላቸው የ ሱፐር ማርኬት ምርቶች ናቸው። ቅመማ ቅመም እና ባልትና የመሳሰሉት ይገኙበታል።

ይሄ ደግሞ በሚገርም ሁኔታ ብዙ የሰራዊት አባላት የመንግስት ሰራቶኞት እየታጀቡ ለመዝናናት ሊሆን ይቺላል እንዲሁም ወደቤት መንግስት እየገቡ ሊሆን ይችላል ::ብቻ እንደዚያ አይነት ነገር የያዘ

ይህ ደግሞ በጣም የሚያምር እና የተዋበ ሕንፃ ነዉ። ብዙ የተጌጠበት ነገሮች አሉ። በጣም በሚገራርሙ በሴራሚክ የተሰራ ግንባታ ነዉ። በለተይ እንደዚህ ለድርጅቶች ዲዛይን ለተደረጉ እቃዎች ማስቀመጫ ነዉ።

ይሄ ደግሞ አትክልት እና ፍራፍሬዎች ዉስጥ የሚመደብ ከእፅዋት የሚገኝ ምግብ ሲሆን ቲማቲም ይባላል ይሄም በጣም አሪፍ ለምግብነት የሚያገለግል አትክልት ነው በጣም የሚጣፍጥ ነው በተለይ ከቃሪያ ጋር እንደዚ በስልስ ሲሰራ በጣም የሚጣፍጥ እና ተወዳጅ ምግብ ነው::

ይህ ደግሞ የፀሀይ ባንክ ባንዲራ እና መለያ ነው። የፀሃይ ባንክ መለያው ወይም ባንዲራው ይሄ ነው። ፀሃይ ባንክ ከሌሎች ባንኮች የሚለይበት መለያ ባንዲራው አርማ ሎጎው ይህን ይመስላል።

ይህ የምናየው እጽዋት ቃሪያ ይባላል፤ ቃሪያ ማለት ለበርበሬነት መስሪያ የሚያገለግል፣ እንዲሁም ለምግብነት የሚያገለግል እጽዋት ነው። ይሄ የምናየው የደረሰውን ነው።

ይህ ደሞ ዘመናዊ መኪና ነው ሰብሎችን ለማጨድ ለመሰብሰብ የሚያገለግል መኪና ነው ፤ ትራክተር ነው ፤ በጣም በአጭር ጊዜ ዉስጥ ብዙ ሰብሎችን የመሰብሰብ አቅም ያለው እና በዘመናዊ ቀልጣፋ በሆነ መልኩ ግብርናን ለማካሄድ የሚያገለግል ነው።

እነዚህ ደሞ በጎንደር ከተማ የሚገኘው የሚገራረሙ በፋሲል ዘመን የተሰሩ፥ ዘመናዊ ተደርገው የተሰሩ ግምብ ቤቶች ናቸው በጣም በባህላዊና በጥበብ በተሞላ መልኩ የተሰሩ ቤቶች ናቸው በጎንደር ይገኛሉ።

በጣም ተራራማ ቦታ ላይ የሆኑ ሰዎች ብቻቸውን ሁነው የሚያስቡበት ወይም የሚዝናኑበት ተራራማ ቦታ ነው ፤ በተለይ ይቺ ሴትዮ አሁን የከፋት ትመስላለች።

ይህ በአዲስ አበባ በተደጋጋሚ እየተከሰተ ያለዉን የመሬት መይቀጥቀጥ መሰረት በማድረግ የተቀጠቀጠባቸዉን ቦታዎች እና እንዲሁም ያለዉን ከፍታቸዉይ የመሬት መንቀጥቀጥ ያለዉን ከፍታም የተመረኮዘ ያለዉን መረጃ እየተነተኑ በኢቲቪ ላይ እያስቀመጡ ነዉ።

ይህ ደግሞ በጣም የሚያምር በተለይ በጎጃም አካባቢ የሚገኝ የነጭ ጤፍ ምርት ነው። በጣም ላይ የሚዘሩት ምርት ነው በጣም የሚያምር ሰብል ነው ጤፍ ይባላል ጤፍ ተብሎም የነጭ ጤፍ አይነት ነው።

ይህ ደግሞ በጣም የተጌጠና መብራት ያለነት ቤት ነው። ለመዝናኛነት በጣም ሃሪፍ ነው።

ይሄ ደግሞ በአገራችን በገጠሩ ማህበረሰብ አካባቢ የሚገኝ የከብት ገበያ ነዉ። እንደ ኢትዮጵያ የከብት ገበያ ከብቶችን የሚሸሻጡበት የሚለዋወጡበት ነዉ እና ሸዎቹ ከብቶቹን ይዘዋል እየተገበያዩ የሚገኙበት ቦታ ነዉ።

በባህላዊ አመጋገብ መስፈርት ምግባቸውን አምጥተው አንድ ላይ እየተመገቡ ይታያል።

መኪና በመፈለግ የምትጠራጠርም ጎበዜን የሚጠቀሙበት ስለ ያለው የመጓጓዣ ነው ሰአት በጣም አስፈላጊ እና በምንቀሳቀስበት መሰረታዊ የኢትዮጵያ መኪና ለምን አስፈለገ?

ይህ ደግሞ እንደ ኢትዮጵያውያን ባህል በየአይነት የሚባል የቀረበ ነው። ቃሪያ፣ ካሮት፣ እንዲሁም ሽሮ በተለያየ በሚያምር አቀራርበ የቀረበ የምግብ አይነት ነው። ለምሳም ሆነ ለራት የምንጠቀመው በጣም የሚያምር ምግብ ነው።

ይህ ደግሞ በጣም ሰንበት ተማሪዎች እየዘመሩ እያገለገሉ ይገኛሉ ። እኔም ባይዘዌ በጣም አገልጋይ መሆን እፈልጋለሁ እንደዚህ የሰንበት ተማሪ መሆን እፈልጋለሁ እና በጣም ደስ ሚለኝ ስርአት ነው እያመሰገኑም ባንዲራ በመቋሚያው ላይ አድርገው ።

ይህ ደግሞ ለማስታወቂያነት የተሰራ የቢዝነስ ካርድ ነው። በተለይ ግራፊክስ ዲዛይነሮች እንደዚህ አድርገው ይሰሩታል። በጣም ሃሪፍ ሆኖ የተሰራ ነው።

ይህ ደግም የተፈጥሮ ሀብት ነው እና ለመዝናናት የምጠቅበት ባህርዳር ሀይቅ ዳር አካባቢ ነው:: በጣም ብዙ ተራራማ ቦታዎች አሉበት ለመዝናናትም ለመመሰጥም በጣም አሪፍ ቦታ የሆነ ብዙ ሰዎች በንደዚህ አይነት ቦታ ሄደው መዝናናት ይፈልጋሉ::

ይህ ደግሞ ሬኒ ጁስ ይባላል ጁስ ነው አሁን ገና በስፋት የገባ አይመስለኝም ግን በጣም ጥሩ መጠጥ ነው ብትጠጡት መልካም ነው እና አሪፍ ነው ። ኖርማሊ ከአትክልት የተሰራ እና ከንፁህ ጁስ የተሰራ ከኦሬንጅም ሊሆን ይችላል ከምንም ሊሆን ይችላል በንፁህ የተሰራ መጠጥ ነው ።

ይህ ደግሞ መናፈሻ እና መዝናኛ ቦታ ነው ። በጣም በተለይ በጥዋት አካባቢ ላይ ሁኖ ነው ሚገኘው ። የውሃ ቦታዎች ባህሮች አካባቢ ዳር ላይ ደንጋዮች ይኖራሉ ፀሐዩአን እየሞቁ በጣም ሚዝናኑበት መዝናኛ የሆነ መናፈሻ ለቱሪስት መስኅብ የሚያገለግል ቦታ ነው ።

ይህ ደግሞ የራያ ቆቦ አልባሳት ነው። በጣም ለባህል ይለብሱታል። በጣም መለያቸው በጣም የሚያጌጡበት ባህላዊ ልብሳቸው የራያ ቆቦዎች ወልድያ አካባቢ የሚገኝ ልብሳቸው ነው በጣም ነው የሚያጌጡበት።

ይህ ህንጻ የላሊበላ ውቅር አብያተ ክርስቲያን ቤተ-ጊወርጊስ ቤተ-ክርስቲያን ነው። በጣም በንጉስ ላሊበላ አማካኝነት የተሰራ በእግዚአብሔር ቸርነት የተሰራ ድንቅ የሆነ በተፈጥሮ የታደለ በላሊበላ የተሰራ ውቅር አብያተ-ክርስቲያን ነው። በጣም ሂዳችሁ ጎብኙት።

ይሄ ደግሞ የሚገርም ጭፈራ ነው በተለይ ተንበርክከው እና በጣም ትልቅ ስልጠና ሰልጥነው ባህላዊ ትያትራቸውን በሚገርም ሁኔታ እያሳዩ ይገኛሉ እየዘፈኑ ነው በጣም የሚያስደስቱ ናቸው ያዝናኑኛል::

ይሄ ደግሞ የእጅ ቀለበት ወይም የእጅ ቀለበት የሆነ ጌጥ ነው። አብዘሀኛውን ጊዜ ለሰርግ፣ ለቃል ኪዳን ፣ሰዎች ሲጋቡ አና ስጦታ ሲያቀርቡ የሚያደርጉት ወይም ለሰዎች የሚያደርጉላቸው የወርቅ ቀለበት ነው። እና አብዘሀኛውን ለተጋቢዎች የሚሆን የቃልኪዳን ቀለበት ነው።

አውቶክራሲ በአንድ ግለሰብ ወይም በትንሽ ቡድን ፍጹም ሥልጣን የሚኖርበት የፖለቲካ ሥርዓት ሲሆን የሕዝብ ተሳትፎ ውስን ነው።

ይሄ ቁምሳጥን ነው። ለቢሮዎች እና እንዲሁም ለቤት ዕቃዎች ያገለግላል። እንዲሁም ለቴሌቪዥን ማኖሪያ ሊሆን ይችላል ፣ለተለያዩ ዶክመንቶች ማኖሪያ ሊሆን ይችላል፣ ለብዙ ነገሮች የሚያገለግል ለቤት እቃነት ለቢሮ ዕቃነት በስፋት ሰዎች የሚገለገሉበት ተጠንቶና በዘመናዊነት መልኩ የተሰራ እቃ ነው።

ይህ ደግሞ በጣም የተጌጠ ቤት ነው። ለማሳያነት የተቀመጠ በጣም ደስ የሚል ቤት ነው። ያልጠጌጠበት ነገር የለም ።

እነዚህ ደግሞ ጀልባዎች ናቸው፤ ለመጓጓዣነት የሚያገለግሉ ፣ በጣና ሃይቅ ላይ ወይም በሌላ ሃይቅ ላይ ለቤተክርስቲያን መጓጓዣነት የሚያገለግሉ ናቸው።

እሽ ይሄድግሞ በጣም የሚያምረው አበባ ነው ::ለንቦች ምቹ የሆነ ነው ::እና ሲያዩት በጣም የሚያስደስት የአበባ አይነት ነው ::

ይሄ ደግሞ የኢትዮ ቴሌኮም ማስታወቂያ የጥያቄ ይመልሱ ይሸለሙ ማስታወቂያ ነው። የሆነ ጥያቄ በመለሱ ቁጥር በየሳምንቱ አና በየወሩ የሚሸለሙበት እስከ አስራምስት አይፎን እስከ አንድ ሺህ ብር የሚሸለሙበት ፕሮግራም ነው።

ይሄ ደግሞ የኤሌክትሮኒክ እቃዎች ናቸው በተለይ ለቻርጀርነት እና እንደ አዳብተር እንደ ሶኬት የሚያገለግሉ እቃዎች ናቸው አብዛኛውን ጊዜ ለቴሌቪዥን ሊሆን ይችላል ለስልኮች እና ለነዚህ ያሉ ነገሮች የምንጠቀምባቸው የኤሌክትሮኒክ እቃዎች ይባላሉ።

ይሄ ደግሞ መሰረታዊ አገልግሎት የሚሰጥበት ወይም ማህበራዊ አገልግሎት የሚሰጥበት ቦታ ነው። ማዳበሪያዎች፣ አሻቦዎች፣ ስኳሮች የሚከፍፈሉበት እንደ መጋዘን የሚያገለግል ህንፃ ወይም ቦታ ነው።

ይሄ ደሞ ለቤትና ለቢሮ እቃዎች የሚያገለግል ለቴሌቪሽን ማስቀመጫ ለተለያዩ ለቤት እቃዎች ለብርጭቆ ለተለያዩ ነገሮች ማስጌጫ ማስቀመጫ የሚሆን በጣውላ የተሰራ እቃ ነው። በጣም ውድ እና በጣም አሪፍ የሆኑ እቃዎች ናቸው። ደረጃቸውን የጠበቁ

ይሄ የሚያየው ጫማ ነው። አዲዳስ ጫማ ነው። በጣም ጥሩ የሆነ ጫማ ነው። ሲታይ ስትይሉ ወይም ዲዛይኑ ቆንጆ ነው። የጫማው ጥራት በጣም አሪፍ ነው። እንደሚታየው እና በጣም አሪፍ ጫማ ነው።

ይሄ ደሞ የፀሀይ ባንክ ሎግ ወይም ባዲራ ነው። በጣም መለዮ ነው በጣም በሚገርም ዲዛይን ያሰራውና አሪፍ የሆነ ቀለል ያለና በአሪፍ ዲዛይን የተሰራ ሎጎ ነው። ለፀሀይ ባንክ መታወቂያ ሎጎ ነው።

ይህ ደግሞ አለምነው ሆቴል ይባላል። አለምነሽ ህንጻ ላይ የተሰራ ብዙ ድርጅቶችን ያቀፈ ንግድ ባንኮችን እና የተለያዩ ድርጅቶችን ያካተተ ህንጻ ነው። በተለይ ዋና ከተማዋ ላይ የሚገኝ በጣም ጥሩዬ ህንጻ ነው።

ይህ በጣም አሪፍ የሆነ ምግብ ነው እንጀረሠና ቃሪያ አለው። ምስር ወጥ እንዲሁም አትክልትም ያለው ይመስላል እና በጣም አሪፍ ምግብ ነውየተሰራ ምግብ ነው። በሳይንሱም ደሞ ለመብል ዝግጅት ሁኖ የቀረበ ምግብ ነው።

እሺ ይሄ ደግሞ በንግድና ግብይት አካባቢዎች ላይ የሚገኝ ከተማ ቦታዎች ላይ የሚገኝ የባህላዊ የጥበብ እንደ ኩታ እንደ ቀሚስ እና የተለያዩ ባህላዊ እና መንፈሳዊ አልባሳት መሸጫ ነው። ጥበብና የተለያዩ ነገሮች የሚሸጡበት የጥበብ ስራዎች የሚሸጥበት አካባቢ ነው

ይሄ ደግሞ በጣም የሚያምር በዬአይነት ምድብ ነው የተለያዩ ነገሮች አሉት። አንደ ቲማቲም ፣ አትክልትንና የተለያዩ ነገሮች ያሉት ተወዳጅ ምግብ ነው።

የስራ ማስታወቂያ፡- የስራ ማስታወቂያ የማስታወቂያ ዓይነት ሲሆን ስራው ምን እንደሆነ ስራው ማንን እንደሚፈልግ ምን እውቀት እንደሚፈልግ ስራው እንዴት እንደሚሰራና የት እንደሆነ ቦታው የሚያውቅ ይህ የስራ ማስታወቂያ ይባላል ። የስራ ማስታወቂያ የት የት ቦታ ይወጣል።

ይሄ ደግሞ በእስልምና ተከታዮች አዳራሽ ላይ ተቀምጠው እየተማማሩ። ሸሆችንም ያካተተ የራሳችን የሀይማኖት ኣባት በመስጅድ ሊሆን ይችላል እየተማማሩ እምነታቸውን ስርዓታቸውን እየፈፀሙ ይገኛል

መደርደሪያ፦ መደርደሪያ ከቤት እቃወች ውስጥ የሚመደብ ሲሆን የምግብ ሳህኖች መጠጫወች የለለያዩ እንዚያን የምንደረድርበት የቤት እቃ ነው። ይህ መደርደሪያ ከምን ይሰራል?

ይሄ ደሞ ባቡር ነው አብዛኛውን ጊዜ በኢትዮ ጅቡቲ ሊሆን ይችላል እንዲሁም በአዲስ አበባ በጣም በተወሰኑ ቦታዎች ብቻ ነው የሚገኘው። እና ለመጓጓዣነት የሚያገለግል በጣም ብዙ ሰዎችን ባንዴ መያዝ የሚችልና በትንሽ ባጭር ደቂቃ ውስጥ በተፈለገው ቦታ ላይ የሚደርስ የመጓጓዣ መኪና ነው።

ይሄ ደግሞ በገጠር አካባቢ ሁኖ የመስኖ ስራ ዉሀወችን እያቆሩ ውሀ ለመስኖ ስራ እያዘጋጁ ነው የሚገኙት። በተለይ በልማት አካባቢ የሚጠቀሙበት ነው።

ይሄ ደግሞ በእናቶቻችን ባህል መሰረት በጭቃ የተሰራ የምጣድ ወይም የመጋገሪያ ነው። ሴትዮዋ ተቀምጣ እንጀራ እየጋገረች ነው የምትገኘው። እሳት እየነደደ ነው በአንድ በኩል። እና ባህላዊ የሆነ የእንጀራ መጋገሪያ መንገድ ነው። በጣም ነው ደስ የሚል።

ከአትክልትና ፍራፍሬዎች የሚመደብ እና በጣም ለምግብነትም ለሽሮነትም ምናምን የሚውል በተለይ ከደረቀ በኋላ የሚውል ለጥሬም ለሸትነት የሚውል ምግብ ነው።

ባንዲራዎች ኩራትንና አንድነትን የሚያንፀባርቁ ሲሆን፣ መለያዎች ደግሞ የቡድን ትስስርንና ወገንተኝነትን ያጠናክራሉ።

እነዚህ ደግሞ አልባሳት የሚሻጡበት ቦታ ነው። ሰዎቹ የሀበሻ ልብስ ለበስው በተመሳሳይ ዩኒፎርም በሆነ መንገድ ልብሶችን እየገዙ እየሸጡ ይገኛሉ። ልብስ ሴንተር ልብስ ማእከል ውስጥ ነው የሚገኙት። አባቶችንም ያካተተ ገቢያ ማእከል ነው።

ይሄ ደሞ በገጠር አካባቢ እነደ ሰርግና ሌሎች ማህበራዊ ስፍራዎች ላይ ሰዎች ተሰብስበው እየበሉ እየጠጡ እየተጫወቱ የሚያሳይ ነው። በጣም በማህበራዊ ወይም በገጠር አካባቢ ሰዎች በባህላዊ መንገድ ሲጋቡ እንደዚህ ሰርግ ሲፈፀም የሚያሳይ ምስል ነው።

ይህ ደግሞ በታዋቂ ወይም ጥሩ እናቶች የሚጠመቅ ጠጅ ነው። መጠጫዋ ብርሌ ናት ።በብርሌ ተደርድረው ይታያሉ። በጣም ሚጣፍጥን ምወደው መጠጥ ነው ።ይለያል የምር።

ይሄ ደሞ ይሄ ሰውዬው የግብርና ስራ እየሰራ ነው። እና እፅዋቶችን እየተንከባከበ እያጠጣ እንዲሁም ጥሩ ጥሩ አፈሮችን እንዲጠቀሙ እያደረገ ነው የሚገኘው። እና በጣም ብዙ እንደሱፍ ያሉ እና ብዙ የእፅዋት አይነቶችን እየተንከባከበ ይገኛል።

እነዚህ ደግሞ ሰዎች ተሰብስበው ማሲንቆ እየመቱ እየተጫወቱ ነው የሚገኙት በጣም በባህላዊ መንገድ መልኩ ባህላችን በሚገልጽ መንገድ ሙዚቃ እየተጫወቱ ነው የሚገኙት። ማሲንቆ በጣም አሪፍ እና ባህላዊ ሙዚቃዎችን ለመጫወት የሚጠቅም ነው።

የሰው ልጅ ስደት ሰዎች በሀገራቸው ላይ ሳይሳካላቸው ሲቀር የተለያዩ ችግሮች ወደ ሀገራቸው ይሄዳሉ ሰዎች ስደት እንዴት ነው የሚያደርጉት በምን መንገድ ነው የሚሰደዱት በምን መስፈርት

የአብነት ትምህርት አንድ የትምህርት አይነት ሲሆን የቤተክርስቲያን ተማሪዎች ወይም ልጆች ሃይማኖታቸውን ለማወቅ ለማጥናት የሚማሩት ሀይማኖታቸውን የሚያውቁበት ትምህርት ነው ። ይህም ቄስ ለመሆን እና የተለያዩ ጳጳስ ለመሆን የሚማሩበት የአብነት ትምህርት ለምን አስፈለገ?

ይሄ ሀይቅ ዳር ወይም ባህር ዳር ነው። እና በሀይቅ ዳር ሁለት ሰዎች ተቀምጠው እያወሩ ተመስጠው እየተዝናኑ ነው። እንደዚህ ያለ ቦታ ደሞ አዕምሮን ያድሳል። በጣም የሚገርም ቦታ ነው። እኔ እራሱ ሲከፋኝ በደዚህ ያለ ቦታ ነው መሄድ ደስ የሚለኝ።

ጤና ጣቢያ ጤና ጣቢያ በአንድ አካባቢ በአንድ ከተማ ላይ የአካባብቢን ማህበረሰብ ጤና ለመጠበቅ ለማገልገል ለአገልግሎት ለመስጠት የሚሰራ መሰረተ ልማት ነው። ይሀም ስዎችን በጤና እንዲኖሩ ያደርጋል። ጤና ጣቢያ ለምንድነው በጣም አስፈላጊ የሆነው?

ይሄ ደሞ የታሸገ ወተትወይም ፐስቸራይዝድ ሾላ ወተት ይባላል። በጣም ለጤናም ሆነ ለተለያዩ ነገሮች የሚመከር ወተት ነው። የፈረጅ ላሞች የሚታለብ ወተት በጣም ጥሩ የሆነ ወተት ነው። በተለይ በዘመናዊነት መልኩ የተዘጋጀ በጣም ጥሩ ነው።

ይሄ ደግሞ በጣም የተዋበ በብዙ ነገሮች ያጌጠ በተለያዩ ነገሮች ባጌጡ መጋረጃዎች ላይ የተጌጠ በጣም ብዙ አበባዎች ያሉት ልብን ሚስብና በሚማርክ መልኩ የተጌጠ ቤት ነው ። በጣም ደስ ይላል በእውነቱ አእምሮ ነው የሚያድሰው።

እሽ ዶክተር ቢኒያም ይባላል የክብር ዶክትሬት ያገኘ በጣም በጎ አድራጎት ላይ የሚሰራና የሜቄዶንያ ዋና ሰብሳቢና መስራች የሆነ አባታችን ነው። በጣም በጎ ልብ ያለው ሰዎችን ለመርዳት ሰው መሆን በቂ ነው በሚል መርህ ብዙ ሰዎችን በጎ እንዲሰሩ ያደረገ ብዙ ሰዎችን ከስምት ሺ በላይ አረጋዊያንን እየረዳ ያለ ተቋሙን የመሰረተ።

ፅድ በከተማ ቦታ አብዛኛዉን ጊዜ ለጌጣ ጌጥ ለማስዋብ የሚጠቀሙበት እንዲሁም ደግሞ እንጨቱ ቤት ለመስራት የተለያዩ ጣዉላዎች እንደ ወንበር ያሉ ነገሮች ለመስራት በጣም ጠንካራ ነዉ። ችግኙ ከሌሎች እፅዋቶች በምን ይለያል?

ባህላዊ ሙዚቃ ባህላዊ ሙዚቃ ማለት ባህልን የሚገልፅ ሁሉንም የሀገሩን ህዝቦች ባህላቸውን ታሪካቸውን ታሪካቸውን የሚያወራ ባህላቸውን ሙሉ በሙሉ መግለፅ የሚችል ባህላዊ ሙዚቃ ይባላል። ባህላዊ ሙዚቃ አብዛኛው ሰዎችን ያስደስታቸዋል። ለምን ያስደስታቸዋል።

በግ በጣም ጥሩ የሆነች አብዛኛው ሰው እና በግብርና ማህበረሰብ ግብይትን ለማሳደግ ለማርባት ትልቅ ቦታ ለመድረስ የሚያረባት ሳር የምትበላ የቤት እንስሳት ናት። አብዛኘው ሰው በግ ይወዳል ለምንድነው።